የወንዶገነት ደን እና ተፈጥሮ ሃብት ኮሌጅ የተቋማት የሆሊቲካልቸርን ክፍል የያዘው ባይሆንም ኦሮማቲክ እና በመድሀኒትነት በሚያገለግሉት እፅዋት ልማት ላይ ትኩረት በማድረግ ከሆሊቲካልቸር ጋር በተዘማጅነት ባለው ዘርፍ ይሰራል።

የ ሕክምና ዶክተር የ መጀመሪያ ደረጃ የሚሰጡ ዋና ባለሞያዎች ናቸው በሺታውቺን የምመርመር የመፈወስ እና የመከላከል ኃላፊነት አለባቸው የጤና ጣቢያዎች በሆስፒታሎች ዉስጥ በ አጠቃላይ ይሰራሉ ።

የሳምባ ምች በቫይረስ ወይም የባክቴሪያ የሚመጣ የሳንባ ኢንፌክሽን ሲሆን፤ ከአምስት ዓመት በታች ለሆኑ ሕፃናት ሞት ዋና መንስኤ ነው። ፈጣን እና አጭር ትንፋሽን ከፍተኛ ትኩሳት እና ሳል ዋና ምልክቶቹ ናቸው።

የሆለታ የምርምር ግብርና ማይከል በማይከላ ኢትዮጵያ የሚገኝ እና በኢትዮጵያ የምርምር ኢንስቲትዩት ስር ያለ ነዉ። ሆለታዊ ዘርፍ በተለይም በአትክልት እና ፍራፍሬ ዝርያ ልማት ስር ጥበቃ እና ቴክኖሎጂአዊ ምርጥ ምርምር ያደርጋል።

የሀረማያ ዩኒቨርሲቲ የሆልቲ ካልቸር ኮሌጅ ቀደም ሲል አለማያ በመባል የሚታወቀው አረማያ ዩኒቨርስቲ በኢትዮጵያ ግብርና እንደሚታወቀው የትምህርት ቀን ግንባር ቀደም ነው። ሆልቲ ካልቸር ትምህርት ክፍሉ በኢቢኤስ በኢስ ኤም ኤስ የሚሰጥ ነው።

የዶሮ እርባታ ዶሮዎችን ትርኮችና ዜዎችን ለስጋ እርባታ ወይም ለእንቁላል ምርት ማርባትን የካቲታል ዘርፍ በአጭር ጊዜ ውስጥ ከፍተኛ ምርት መስጠት የሚችል በመሆኑ የገቢ ምንጭና ዋና ዋና ስራዎች ናቸው።

የእንስሳት ህክምና ና መድሀኒት አጠቃቀም መድሀኒቶች በትክክል ጥቅም ላይ መዋል አለባቸዉ። መድሀኒቶችን በሀኪም ትዕዛዝ ብቻ መጠቀምና የአገልግሎት ጊዚያቸዉን ማወቅ ያስፈልጋል

የቴክኒክ እና ሙያ ትምህርት እና ሥልጠና ኮሌጆች እነዚህ ኮሌጆች በሆርቲካልቸር ዘርፍ ተግበራዊ የሆኑን ክህሎቶችን ያሰለጥናሉ። ወጣቶችን በአትክል ትፍራፍሬ እና ያበባ ልማት ምርት የችግኝ ዝግጅት እና የዴረ ምርት አያያዝ ላይ በማሰልጠን ብቁ ቴክኒሻኖችን ያፈራሉ።

የጅማ ዩኒቨርሲቲ የግብር እና የንስሳት ህክምእና ኮሌጅ በምራብ ኢትዮጵያ የሚገኘው ይህ ኮሌጅ የሆርቲካል ሸር ትምህርት ክፍል ያለው ሲሆን በተለይም ባሃረሩ ክልል ፍራፍሪዎች እና ሰብሎች ላይ ትኩረት አድርጎ የሚሠራ ነው።

የራዲዮሎጂ ባለሙያ የኤክስሬይ ፣የአልትራሳውንድ ፣ሲቲ ስካን ፣መአራይ የመሳሰሉ የምስል ምርመራዎች ያከናውናሉ። ራዲዮሎጂስቶች እነዚህ ምስል በመመርመር ውጤት ይሰጣሉ።

በቂ የንጽህና አጠባበቅ እና የምፀዳጃ ቤት ችግር ብዙ የኢትዮጵያ ማህበረሰቦች በቂ ንፅህና አጠባበቅ እና የምጸዳጃ ቤት ችግሮች ያጋጥማሉ የሰገራ ፈሳሽ ንጹህ ውሃን እንዲበከል በማድረግ የበሽታዎች ስርጭት ያባብሳል።

የህጻናት መርጃ ድርጅት በኢትዮጵያ የህጻናት ጤና መርሃ ግብሮች ዋነኛ አለም አቀፍ ድርጅት ነው። ክትባት የጠመጣጠነ ምግብ አቅርቦት በንጽህና አጠባበቅ ዘርፎች የፋይናንስ አገልግሎት ይሰጣል።

ደህንነቱ ያልተጠበቃ የምግብ አየያዝ በምግብ ማምረቻ ማከማቻ እና ማቅረቢ አስትራዎች ግንጽህና ዓለመጠበቅ እይህ የምግብ ወለድ ይበሽታዎችን እና ስር እጭት ይጨምራል የምግብ መወለድ ይበሽታም ይይዛር ሰው

ኮሌራ በውሃ የሚተላለፍ ከባድ ታቅማጥ በሽታ ሲሆን በፍጥነት ውሃን ናጨው ከሰውነት እንዲወጣ በማድረግ በሰዓታት ውስጥ ህይወትን አዴጋ ላይ ይጥላል። በተለይ በከተማ አካባቢዎች በየጊዜ ውረርሽኝ ይከሰታል።

የተመጣጠነ ምግብ ፕሮግራሞች በተለይ ለነፍሰጡር እና ለሚያጠቡ እናቶች እንዲሁም ለወጣቶች የተመጣጠነ ምግብ አቅርቦትና ትምህርት የሚሰጥ ሲሆን ለጤናማርጊዝ እና በጣም ወሳይ ነው፡፡